ብስክሌት ወይንም ሳይክል አንዱ ተሽከርካሪ ነው። 2 ጎማ ነው ያለው። ብዙ ጊዜ ባላንስ ጠብቆ በመንዳት ወይም ደግሞ ጎማው እየተሽከረከረ የተሽከ ሰዎች ከአንድ ቦታ ተሽከርካሪ ነው። ጥያቄ ምንድነው ብስክሌትን መልመድ ይከብዳል ይባላል ሞተርን ከመልመድ ይሄ እንደት ይታያል?

ጥበብ የምንለው እውቀት ሆኖ ነገር ግን የሚታይ የሚዳሰስ ለሰዎችም ደግሞ ቫሊዩ። ያለው ነገር የሚሰጥ ስጋ የለበሰ መሬት የወረደ ነገር ጥበብ እንለዋለን ባህል የምንለው ግን የአመጋገብ ያካሄድ ያለባበስ ሊሆን ይችላል ልማድ በአንድ ማህበረሰብ ያለ ባህል እንለዋለን።

የሴት ልጅን ተፈጥሮ ስንመለከት ማርገዝ የምትችል ዘጠኝ ወር ከምናምን እንዲሁም ደግሞ እየተፈጥሮ ከወንድ ልጅ ባህሪ ይለያታል። ጥያቄ ምንድነው ይህንን እንዲሁም የሚያደርገው ማህጸኗ ከምንሰራ ነው መቆየት ያመጣው

የከብት እርባታ አንዱ ከግብርና ውስጥ አንዱና ከብት ሲረባ የከብት እርባታ የተለያየ ጥቅም እንዳለው አገራችን ይስተዋላሉ። የቱ ጋር ነው በማለት የወተት ተዋፅኦ የተለየ ነገር ውስጥ ስለሚገኝ ማለት ነው። ጥያቄ ምንድነው ጥጃን ማረድ አንዳንድ ቦታ ያልሆነ ጥጃን ማረድ ይፈቀዳል ግን ማለት እንዴት ነው? የታየው ከአገር አንፃር ከህግ አንጻር?

መዝናኛ ወይም መናፈሻ የምንለው ነገር የምንልለው ሰዎች በረፍት ጊዜያቸው ሊሆን ይችላል ወይም ደሞ በማንኛውም ሰዓት ራያቸውን አይምሮአቸውን ዘና ለማድረግ የሚውሉበት የሚጠቀሙት መሳሪያ ጨዋታም ሊሆን ይችላል። መዝናኛ ነን መናፈሻ ቦታው ሄደው ለአይምሮአቸው ሰላምን የሚስጥ ቦታ ሄደው መዝናናት ማለት ነው።

በመንገድ ዳር ላይ የሚኖር የኔ ቢጤዎች የሚኖሩበት ቤት ሸራ ወጥረው ይኖራሉና ይሄ ሸራ ውትረው የሚኖሩበት ቤት ከመንግሥት አንጻር ሲፈርስ አየሁ ባለፈዉ መንገዱ ይፈልጋል ተብሎ ለኮሊደር ልማት ይሄ እንዴት ነው? ወደ የት ነው የሚጣሉት እነዚህ ሰዎች በመኖሪያ ቤታቸው ምንም እንኳ የሸራ ቤት ቢሆንም መኖሪያ ቤታቸው ስለሆነ።

ለምሳሌ ሽፍን ጫማዎች ሙሉጌታ ጫማዎች ፍንጫቸው ጥያቄ ምንድነው አገራችን ለኢትዮጵያ ለምንድነው የራሷን ጫማ የማታምርተዉ? ብዙ ጊዜ የዉጭ ነዉ የምንጠቀም

ባህላዊ ሕክም እና ለምሳሌ በዘመናይ ህክምና በሽታ ቡግበት ምንል በሽታል እና ይህ ጉበት በሽታ ብዙ ጊዜ ጉበት ሜን የሜታቦሊዝም ኤርያ ስለሆነ ከባር ነው ለብዙ ነገሮች እና ጥያቄ የምንድ ነው ይህ በሽታ ሲያዝ በዘመናይ መንገር የመዳን ቻንሱ አጠር ይላል ግን በባህላይ ግን ወፍት ብለውዋት ያክሞታል እና ረሙ አንዳንዴ በጣም ቡልበሙሉ ይሻላቸዋል ይህን ታዲያ ለምንድ እነው አብሮ መሠራት ማይቻለው በዘመናይ ያስቸገረውን በባህላይ

ከፖለቲክ ውስጥ ለመሳሌ ሰሞኑን አባይ ግድብ እንደተገደበ እናውቃለን እና ይህ አባይ ግድብ ለሀገራችን ትልቅ የሆነ ሚና እንዳለው ብልጽ ነው። በተቃራኒው ደግሞ ለግብፅ እንደ አንድ ድሮባኳ ወይም ደግሞ እንደአንድ ልሚቴሽን ወሰዳል ና ጥያቄ ምንድ ነው የአባይ ግድብ በእውነትም ለግብፅ ሚደርሳትን ነገር ያስቀራለ ወይ ከፖለቲክ አንፃር?

ከፋሽን ለምሳሌ የጫማ ፋሽን ማየት እንችላለን። የጫማች ለምሳሌ ቡጽ ነጠላ ጫማ እነዚህ ነገሮች በየግዜው ፋሽን ይሆናሉና ጥያቄ ምንድነው አንድ ጫማ ለመግራችን መከላከያ የተሰራው ፋሽን መባሉ ማለት ፋሽን ተብሎ ከሰው ሰው መለያየቱ ምን አመጣው?

ካዝሚር ተውሎ ሚጠራብፍራ ያለ የአፍሬ የምንድነው ውስጥ ዑፍር ያለው እንደ ሎሚንት ዶሚ የሮሚፍሬ የሆነው ወፈርድ ያለው ማነትነው ጣፋጭ ቃምን ያለው ይህን ለጁስ አገርግሮት መጠቀም እችላለን ለምንድነው ሰዎች ያለስቷዋል ጁስራይ ቢጠቀሙት አሪፍ ነው ጣፋጭ ስለሆነ ብዬ ነው

የአገውና የወላይትኛ አጨፋፈር ባህል ተመሳሳይ ነው እና ብዙ ጊዜ ይህንን ምንድነው የሚፈጥርብኝ እነዚህ ሰዎች በአንድ አካባቢ አንድ ላይ ኑሮ ነው ወይስ የተለያየ ቅጽበታዊ መመሳሰል ነው?

ፍርፍር ምግብ በተለያየ ሆቴል ውስጥ ይሸጣል። ይህ ምግብ ሰዎች ቁርስ ላይ ብዙ ጊዜ ይጠቀሙታል እና ጥያቄ ምንድነው የእኔ ብዙ ጊዜ ከእንጀራ በማፈርፈርን የሚጠቀሙት እና ምንም ሲባለሰማለው ትራፊን ራሱ ፍርፍር ስለሆነ ስለ ማያሰታውቅ ተመለሱ ያፈረፍሩታል ይባላል። ይህን ምንድነው የሚደረገው ወንስ ደግሞ ምንድን መፍቴው?

ሳምቡሳ ወይም ደግሞ በዘይት ችብስ ምናምን ሚባሉ መንገድ ዳር ላይ ብዙ ጊዜ ሲሸጡ ይተዋላል። እና እነዚህ ምድነው ያው ዘይትን በማድረግ ዱቄትን የተቦካቅ በዛ ቅርጽ በመስራት ለህዝቡ ይሸጣሉና ጥያቄ ምንድነው የካንሰር በሽታ ያመጣል ይባላል እንደ ዘይት ነገሮች መብላት እውነት ነው?

ቡና ቤቶች ምንድነው ከፍራፍሬ ከቡናፍሬ የሚገኘውን በመውቀጥ ምን በማድረግ ለሰዎች የሚጠጣ አድርገው ማቅረብ ጣእም ያለው ማድረግ ማለት ነው። ምግብ ቤቶች ደግሞ ከእጽዋት ሊሆን ይችላል ከተለያየ ነገር ምግቡን በመስራት ያንንም ምግብ ሰርተው ለሰዎች ማቅረብ ማለት ነው።

ማስጌት ስንመለከት ለምሳሌ የኮሊደር ልማት አንዱ ማስጌጥ ምሳሌ ነው፤ እና የኮሊደር ልማት እንደምናቀው በመንግሥት አማካኝነት በተለያዩ ሀገራት በመንገደር በመንገደ ውስጥም ማስዋብ ነው ።እና ጥያቄ ምንድነው ብዙ ጊዜ በሚፈርሱ ቤቶች አሉእና የትንመዳረሻቸው እነዚህ ሰዎች?

ከመዝናኛ ለምሳሌ ኳስ ጨዋታ ሙተርንቻለን ኳስ ጨዋታ 1ሁለ 1ራሁለ በመንበተቃራኔ ቡድን አንድህን ኳስ መረበ ላይ ማሳረፍ ነው ብዙ ግጫዋታው እና የእኔጥያቂ ምንድ ነው ኳስ ጨዋታ ሀገራችን ላይ አለ እና እያ ሀገራችን ላይ ያለው ኳስ ጨዋታ ጸብ ብዙ ጊስተዋላል ይህን እያየን ለምንድ ነው ኳስ ጨታማይቆሞ፡፡

መኪናን ማስጌት አንዱ ነው ተየታፕሰሪ መሰለኝ ስሙ ካተሰትኩኝ እና መኪናን ማስጌት የተለያዩ ጽፎችን ቅርፆችን መቅረጽ መኪናን በማስዋብ ሰዎች ጠቀሙታል ጥያቄ የምንድነው አንዳንዶች የዘረኝነትን ሚያሳየ ነገር ይለጥፋል መኪናጨው ላይ የምንደግሞ ያሰራሉ ይህ እንደ ማስጌጥ ይቆጠራል

ትምህርት የምንለው ነገር ምንድ ነው እውቀትን ወይም ደግሞ የሚሰጥ ወይም ደግሞ ጥበብን ማስተዋልን የሚሰጥ ነገር ትምህርት እንለዋለን። የሃይማወት ትምህርት ሊሆን ይችላል፣ የዘመናዊ የትምህርት ሊሆኑ ይችላል እኚህ ነገሮች ትምህርት እንላቸዋለን።

ዜና የምንለው ሐሳብ በዕለቱ የተከናወኑ ነገሮችን በአንድ ሀገር ላይ ያለ የተለያዩ የተፈጸሙ ድርጊቶችን የመንግሥት ሥርዓት ለውጦችን ወይ ደግሞ ጦርነቶችን የተፈጸሙ መጥፎሞን መልካም ሁኔታዎችን ለመህበረሰቡ መረጃን በማቀበል እንዲዘጋጁ እንዲደሰቱ ወይም ደግሞ ጥንቃቄ እንዲያደርጉ የሚያስተላልፍ መልእክት አዘብ የሆን ነገር ዜና እንለዋለን።

የመህበረ የሜዲያ አንዱ ዩትዩወብ ነው፡፡ ትዩብን ብዙ ጊዜ ለትምህርታዊ ለመንፈሳዊ እንዲሁም ደግሞ ለተለያዩ ኤሌክትሮኒክስ እና ኢንፎርሜሽn መሏወጫ ሆኖ ይጠቀማል ና ጥያቄ የምንድ እናው በትውብ ገንዘብ ይሠራል ይባላል ይሄ ነገር ነለው እውነት ከሌለውስጥ እንዴት የሚታየው፡፡

የጥበቃ ስራ ከሥራዎች መካከል አንዱ ነው እና የተክርስቲያን ሊሆን ችላል ተቋማትን ሊሆን ችላል ጥበቃ ሰራ ሚሰሩ ሰዎች አሉ እና ጥያቄ የምንድነው የጥበቃ ስራ ከሌሎች ሥራዎች የሚለየው ምናይነት ሕግ እና ምናይት መርሃ ለው ሲቀጠሩ ማለት ነው ።በምናይ መስፈርት የሚቀጠሩት በቁማነት ነው በምንድር ጥበቅ አለሙን የሚቀጠሩት?